የእርሻ እና የተፈጥሮ ሀብት ሚኒስትር የሚለው በአማርኛ እና በእንግሊዘኛ ተጽፎ በምስሉ ላይ ይታያል እንዲሁም አርማው በዛው ውስጥ ያለ ሲሆን የሚያርስ ሰው ጅራፍ ይዞ እና በትራክተር የሚያርስ ሰው በምስሉ ላይ አብሮ ተካቷል። እንዲሁም በእንግሊዝኛ ምህጻረ ቃል አብሮ ከዛው ከጎን ተጽፏል።

አንድ ብርቱካን ቀለም ያላት የመጫኛና የማውረጃ መኪና የሆነ ሳጥን ተሸክማ በምስሉ ላይ ይታያል። ከሱ ፍለፊት አምስት ሰዎች አሉ ከእነርሱም ፊት ለፊት ከጀርባ ደግሞ ረዘም ያለ የጭነት መኪና አለ ከእነርሱም በስተጀርባ ዛፎችና ፎቆች ይታያሉ።

አንገት ላይ የሚታሰሩ ጌጣጌጦች አንዱአለም ፍቅር ልትመስል ያለች ሆነ እንመለከታለን ያቺኛዋ ደግሞ እንደዚህ የተፈተነ አይነት ሆኖ ክብነች ቅርጻቸው የሚያማምሩ ሆኖ መሀል ላይ ሽቦ ያላት ናት።

ሁለት የ ወጥ ሰሃን ላይ ቃርያ ጣል ጣል ያለበት አልጫ ክክ ወጥ ምስሉ ላይ ይታያል፤ እንጀራ ከጎኑ ሆኖ በሰሃን ተቀምጦ አልጫ እንጀራ ላይ ተደርጎ በምስሉ ላይ ይታያል። ከሱ በታች ጠረጴዛው እንዲሁም በምስሉ ላይ ተመልክቷል።

ኢትዮጵያ እና ራሽያ የሚል ጹሑፍ ያለበት እንዲሁም የኢትዮጵያ አረንጓዴ ቢጫ ቀይና መሃል ላይ ሰማያዊ ኮከብ ያለበት እንዲሁም የራሽያ ባንዲራ ሰማያዊና ቀይ እታች ላይ በጥቁር መያዣ ተላልፎ በምስሉ ላይ እናያለን።

በምስሉ ላይ ሁለት ነጭና ጥቁር መፍቻዎች ማየት እንችላለን እና ደግሞ ሁለት ተቀየረዎች እንደዚህ እነሱም በምስሉ ላይ ማየት እንችላለን

ሰፋ ያለ የሳር መንገድ በምስሉ ላይ እንዲጠሩ የታጠሩ አሉ ከአቶችና ቤቶች እንዲሁ ከነሱ ጎን ደግሞ የተለያዩ አትክልቶች እንዲሁም በሁለቱም በኩል ተመሳሳይ ነው ወደፊት ደግሞ ትልልቅ ዛፎችን....

የመጀመሪያዋ ቦርሳ ተከፍታ የፅህፈት መሳሪያዎችን ይዛ እናያለን በመጀመሪያውም 4 እስክሪቢቶዎች በምስሉ ላይ ይታያሉ. ከእነሱ ጎን ኮምፓስና እንዲሁም የተለያዩ የእስክርቢቶ ጫፎች በትንንሹ ይታያሉ. እንዲሁም ከነሱ ጎን መቀስ አለ ከመቀሱ ጎን ደግሞ መቶ ሰማንያ ዲግሪ የሚለካ እና ሦስት ማዕዘን ቅርጽ ያለው በትንንሹ ይታያል ከጎን ያለው ቦርሳ ደግሞ ጥቁር የተለያዩ ስእል ያሉበት ነው ።

የእንዶድ ፍሬ እና የእንዶድ ቅጠል በምስሉ ላይ ለማየት ችለናል። እንዲሁም ደግሞ ከጎን የሰው ጸጉር እና ግንባሩ ላይ የቆሰለ አብሮ ተመልክቷል ከስዕሉ ላይ።

በምስሉ ላይ ናዚ እንመለከታለን ናዚነሽ አፉዋን ከፈት አድርጋ ጥርሶች እየታዩ ጸጉራን በደረቱዋና በኩላሊቱንብጥበቃ ልብስ ለብሳ ነጭ በጥቁር ትንሽ ወረድ አድርጋ ከበስተጀርባዋ አጠፋ አንዱን ወገቧ ላይ አድርጋ እንመለከታለን ከመስተጀርባ ሳጥን ነገር ይታያል።

አንድ ይህጅ ሰዓት ተቀምጠው በምስሉ ላይ ንያለን እንዲሁ ሰዓቱ ውስጥ ላይ ጽሑፍ ያለው እና ሮሊክስ ሚል ጽሑፍ ያለው እና እንዲሁ ወርቃማ የሚመስል እና እርሻስከለርሚ የመስል ቀለም አለው እንዲሁ ከሶ በታች ማስቀመጫ ሳጥን ይታየል

አንዲት በድሚያዋ ትንሽ ገፋ ያለች ሲትዮ ና አንዴት ወጣት ትምት መስል ልጅ ጥባብቀ ሚስለብ ሰው በምስሉ ላይ ንመለከታለን እንዲሁ ትልቋ ሴትዮ ነጭ ነገር በክሎዛለች ያችማዋ ደግማ ጇ ላይ ብራስሌትነገር አስራለች እንዲሁ ትልቋ ቀለበትም አላት ወጣት አለግሞ ጸውሯ ላይ የተቀምነጡ ነጫጭ ነገሮች ይታያሉ

ቀሂ እና ወይነጠች ከለር ያለው ከቢቢ የሚል ዳይበር በምሱ ላይ ይታየል እንዲሁም መፃለጅ ዳይፐር አድርጎ ተኝቱና ህተከፈተ 1ራ 2 አዋር ሚል ጽፍ ያለበት ዳይፐር እንዲሁ በምሱ ላይ ይታየል ድራይክ ኮምፎርት ድራይሚል ጮፍ እንዲሁ ጤሎች ጽሑፎቹን ማሉበት 14ት ፍሬመ ሚል እንዲኋል፡፡

ቢጂአይ ኢትዮጵያን Thirsty for more የሚል የእንግሊዝኛ ጽሁፍ በቀይ ተጽፎ ባክግራውንዱ ቢጫ ሆኖ በምስሉ ላይ ማየት እንችላለን እንዲሁም ከቀይ ቆርኪ ጋር አንበሳ በቢጫ ተስሎ የአንበሳ ቅርጽ አለው። በምስሉ ላይ አብረን መመልከት እንችላለን።

አንዲት ጥበብ የልብሰች ሴት በምስሉ ላይ እንመለከታለን። የሀበሻ ቀሚሱም ቢጫ በዛ አያለበት እና ቀሄ ያለበት ጥልፍ ኖዋብሮ የተቀመጠው። የተቀመጠችበት ወንበር እንዲሁ ይታያል። ከጎን እንዲሁ አበባ መሰል ነገር በማስቀመጫ ተቀምጠ እና ከጀርቧ መጋርጃ እንዲሁ እናያለን።

አራት የተለያዩ ክራንቾች በምስሉ ላይ ይታያሉ። የመጀመሪያው ግማሽ ሰርክል ያለው የእጅ ክንድን በከፊል የሚደግፍና መያዣ ነው። ቀጥሎ ያለው በትከሻችን ተደግፈን ከታች የእጅ መያዣ ያለው ነው። ቀጥሎ ያለው እንድሁ ተመሳሳይ ሁኖ ከታች ላይ አንድ እግር ብቻ ነው ያለው። ሌሎቹ ሁለት ሁለት እግር ሲኖራቸው ቀጥሎ ያለው ደግሞ ሙሉ ሰርክል ሁኖ እጅን የሚደግፍና የእጅ መያዣ ያለው ነው።

አንበሳ የሚል ፅሁፍ ያለበትና የአንበሳ ምስል የሚታይበት ቀይና ቢጫ መኪና በምስሉ ላይ እንመለከታለን እንዲሁም መስታወት ያለው መኪና ውስጥ ላይ ፈረጆች የውጭ አገር ዜጎች ውስጥ ላይ አልፈው አልፈው ተቀምጠው እንመለከታለን። ከሱ በስተጀርባ አስፓልቱ ዛፎቹና ሳሮች እንዲሁ በምስሉ ላይ አብረን መመልከት እንችላለን።

የይሁዳ ድልድይ የሚለው በቀይ እና ሌሎች ሀሳቦች የሚለው በነጭ ቀለም የተጻፈበት የመጽሐፍ ርእሰ በምስሉ ላይ እናያለን። እንድሁም መጽሐፉ ከቨሩ ጥቁር ሲሆን መሀል ላይ ምስል ገመድ የሰው አንገት የሚያስገባና ሳንቲሞች አብረን ማየት እንችል። ከታች ላይ የታተመበት ዓመተ ምህረት ህዳር 2007 ዓ.ም የሚል ጽሑፍም እንድሁ በምስሉ ተመልክቷል።

በዛ ያሉ ንፋፊቶች በትልቅ እና በትንሽ መጠን ፒንክ ነጭ እና እንዲሁም ወርቃማ ከለር ያለው በምስሉ ላይ ተመልክቷል። እንዲሁም ሁለት መቀመጫዎች እና የቢራቢሮ ቅርጽ የሚመስሉ ጌጣጌጦች እንዲሁም ከነሱ ጀርባ ግድግዳ አብሮ በምስሉ ላይ ይታያል።

ከቤቱ ጎን ያለ ሰፊ እንኮይና የቤቱ በረንዳ የተሰራበት በዛ ያለ በርከት ያለ ብረት እንዲሁም አምፖል በመሃል አልፎ አልፎ ያለበትን እንመለከታለን። እንዲሁም ከሱ ጎን አስተባባሪ ልብስ የለበሱ ሰዎች የእትዮጵያ ሰንደቃላማና የኢትዮጵያ ኤር ላይንስ ምልክት አርማ እንዲሁም በዛው ማየት እንችላለን። እጽዋቶች በእቃ የተቀመጡና መሬት ላይ የተተከሉ ሳሮችና ፎቆጭን በምስሉ ላይ ማየት ይቻላል።

ብዙ አካላቸው ቀይ የሆነና ወደመቀመጫቸው አካባቢ እንድሁም አልፎ አልፎ ነጭ ያለባቸው የዱር እንስሳቶች በምስሉ ላይ ይታያሉ። እንስሳቶቹም ቀንድ ያላቸው እና እንድሁም ከሳሮቹ መካከል አንዷ ጅራቷን ከፍ አድርጋ ትታያለች። ሌሎቹ ሳር እየተመገቡ እና አንዳንዶቹ ደግሞ ቁመው በምስሉ ላይ ማየት እንችላለን።

የተለያ የወጥ ያለበት እንጀራ በቁርጥ ቁርጥ ቀርቦ በስህን በምስሉ ላይ ማየት እንችላለን :: ከወጦቹ መካከል በቲማቲም ጎረድ ጎረድ ፣ ምስር በአልጫና ቀይ፣ ጎመን ፣ ቀይስር ፣ ድንች እንዲሁ በአልጫና በቀይ ተድርጎ እንዲሁም ድፍን ምስርም አብሮ እንዲሁም በሰሀን ተደርጋ ቃሪያ ያለባት ነገርም አብራ በምስሉ ላይ ማየት እንችላለን።

አስፓልት ላይ አንድ ማስክ ያደረገ ወረቀቶችን የያዘ ትራፊክ እጁን ወደ መኪናው መስኮት አስገብቶ እናያለን። መኪናው ቆሞ የጫነውም ከላይ ይታያል። ከሱ ደሞ ኋላ ያሉ መኪኖች አሉ፤ ህንጻዎችም አሉ፤ የሆኑ ጎጆ ምትመስል ነገር ከጎኑ የኢትዮ ቴሌኮም ማስታወቂያ ትታያለች፤ ከሱም ኋላ ህንጻ አለ።

የመኪና ጎማ የሚቀመጡ የተለያዩ ጌጣጌጦች በምስሉ ላይ ይታያሉ እና እንድሁም ሻጮቹ ሁለት ሰዎች ሱቅ ላይ ቁጭ ብለው ከጎን ደግሞ የመኪና ወንበር እንድሁ ይታያል። ከላይ ደግሞ ታፔላው በቀይ መኪና ባለው ካር ዲኮር ራዲየም ስቲከር ከቲንግ የሚል ጽሑፍ እንድሁ በምስሉ ላይ ተመልክቷል።

አሚኮ ለህብረተሰብ ለውጥ እንተጋለን የሚሉ ጽሑፎች ተደጋግሞ ተጽፍ የሚታዩበት ወረቀት በምስሉ ላይ ይታያል። መጽሔቱም የአጼ ሚኒልክ እና የእቴጌ ጥይቱን ፍቶ ከጋሻ ጋር አድርጎ አድዋ የሚል ጽሑፍ ያሳየናል። እንድሁም የተለያዩ ርዕሶች ማውጫዎችና መጽሔቱ የታተመበትን ቀን በምስሉ ላይ ማየት እንችላለን።

ሁለት ሙሽሮች በተክሊል ሲያገቡ በምስሉ ላይ እንመለከታለን። ሴቷ እና ወንዱ ተክሊል አድርገዉ ከላይ ከታች ካባ ለብሰዉ ወንዱ ሱፍ ለብሶ እሷ ነጭ ቀሚስ ለብሳ ከምስሉ ላይ እናያለን። ከኋላ ሁለት ሁለት ቄሶች መስቀል ይዘዉ ማየት እንችላለን። እንዲሁም ከእነሱ ጀርባ ስዕለ አድኅኖ አለ።

ቀይ ባግራውንድ ላይ በነጭ ጽሁፍ አዲስ አበባ ዩኒቨርሲቲ የሚል በአማርኛ እና በእንግሊዘኛ የተፃፈበት ፅሑፍ እና አርማው በጐኑ ሁለት በጐኑ ሁለት የሆኑ ስንዴዎች በቅለው እና እንዲሁም መፅሐፍ ተገልጦ እንዲሁም ከእነሱ ከመጽሐፉ የተለያዩ ክቦች የተለያየ ቦታ ላይ ተቆራርጠው በምስሉ ላይ በአርማው ላይ ማየት እንችላለን።

አንድት ህጻን እንጀራ እየጋገረች በምስሉ ላይ ማየት እንችላለን። ልጅቱ በቅል ነው የምትጋግረው። ምጣዱ የተቀመጠው በሶስት ድንጋይ ነው። ልጅቱ የምትጋግርበት ሰፌዱንና እንጀራው የተቀመጠበት መሶብም ይታያል። ከፊት ለፊቷ ቢጫ ኮፍያ ያደረጉና ነጠላ በነጭ ቀሚስ የለበሱ መነኩሴ ከሷፊት ይታያሉ። ከጎኗ ድንጋዮችና ዛፎች እንድሁ በምስሉ ላይ ማየት እንችላለን።

ገጠራማ ቦታ ላይ በዛ ያለ ኬሻዎች የአሜሪካ ሰንደቅ አላማ ያለበት ተደራርቦ እናያለን። እንድሁም ሰዎች በዛ ያሉ ሰዎች አንዳንዶቹ ልጅ ያዘሉ ናቸው። የሰቃይና የአውራጅ ልብስ የለበሰ እንድሁ ይታየናል። ከነሱ ጀርባ መኪናና ዛፎች እንድሁ በምስሉ ላይ ማየት እንችላለን።

የተለያየ ቅርጽ ያላቸው የመስቀል አይነቶች እንድሁም መነኩሴዎች የሚጠቀሙባቸው መቁጠሪያዎች ከዚያ በተጨማሪ የሰው ቅርጽ ያላቸው የሚመስል ትንንሽ ነገሮችና የቅዱሳን ምስል ምስሉ ላይ መመልከት እንችላለን።

በዛ ያሉ ወንዶች ተሰብስበው ዱላቸውን ወደላይ አድርገው እየጨፈሩ በዛ ያሉት ኮፍያ አድርገው እንዲሁም አንዳንዶቹ ደሞ ኮፍያ ሳያረጉ በምስሉ ላይ ይታያል። ሁላቸውም ነጠላ የለበሱ አረንጓዴ ጃኬት እንደለበሱ ከስእሉ መረዳት እንችላለን። ከኋላ አንዲት ጸጉሯን የተሰራች ሴት እንዲሁ በምስሉ ላይ ማየት እንችላለን። ከነሱ ጀባ ሌሎች ነጠላ የለበሱ ሰዎች ቁመው ሲመለከቱ እና ህንጻ እና ዛፎች እንዲሁ በምስሉ ላይ ማየት እንችላለን።

ህጻናት ተሰብስበው ክብ ሰርተው ተቀምጠው እናያለን ።ከእነርሱም ጎን ትልልቅ ሰዎች ማስክ አድርጋ አንዷ እንዲሁ እነሱን ሲያዩ እንመለከታለን ።ከጀርባቸው የህፃናት መጫወቻ ከፍ ዝቅ መጫወቻ አለ። ከጎን ሳይክሎች፣ እጽዋት የያዘ የእጽዋት ማስቀመጫ ከነ ዕጽዋቱ፣ የህፃናት ቤት እና ተለቅ ያለ ቤት ከጎን እንዲሁ ይታያል።

በዛ ያለ ክፍል ያለው የእቃ መደርደሪያ በምስሉ ላይ እንመለከታለን። እሱም የተለያየ ክፍሎች አሉት። እንደምናየው የተለያዩ የጠርሙስ አይነቶች ኩባያዎች የውሃ ማፍያዎች እንድሁም ራሱ ትኩስ ነገር የሚሰጥ ማሽንና መፍጫ እንድሁ ይታያል ከጎን ደግሞ ቴሌቪዥን እንድሁ በምስሉ ላይ ይታያል። ከላይ መስታወት ያላቸው የእቃ መደርደሪያው በሮች በምስሉ ላይ ማየት እንችላለን።

አንድት መሳሪያ የያዘች ሴት ጥበብ ያደረገች እንድሁም አንገቷ ላይ ድሪ ያደረገች አረንጓዴ ቢጫ ቀይ መቀነት አስራ መሀል ላይ ትታያለች። እንድሁም እንደሷ ተመሳሳይ የለበሱ መሳሪያ ያልያዙ ሴቶች ተሰልፈው እንዲሁ ማየት እንችላለን። እነሱ የቆሙበት መሬት ሜዳ ሳር ያለው አሁንም እንድሁ አብረን መመልከት እንችላለን።

የዩኒቨርሲቲ ተማሪዎች ተሰልፈው ምግብ እየተሰጡ በምስሉ ላይ ይታያል። በምስሉ ላይ እንደሚታየው ወንዶች እንጀራ ይዘው ወጥ አስደርገው እንዲሁም ወጥ የምታረገው ሴትዮ ነጭ ሻሽ አድርጋ ስታረግ ይታየናል። ከጀርባቸው መስታወት ያለው አምሳል ነው። ከላይ የወልዲያ ዩኒቨርሲቲ፤ የተወደዳችሁ የወልዲያ ዩኒቨርሲቲ ሚል ጽሁፍ እንዲሁም በምስሉ ላይ ይታያል።

አፈር የሆነ መንገድ ላይ አንድ ትራክተር ቆሞ እንዲሁ ከትራክተሩ ጎን ደግሞ በዛ ያሉ ሲሊንዳሮች ክብክ ብ ሆነው ለጎርፍ መፋሰሻነት የሚያገለግሉ አብረው በምስሉ ላይ ይታያሉ የተከመሩ አፈሮችን እንዲሁ ከጎን በኩል አሉ ። የተለያዩ የመብራት ፖሎች እና ዛፎች እፅዋቶች ይታያሉ ከእነሱ ጀርባ ደግሞ የችግኝ ማፊያ የሚመስል ብርሃን የሚያስገባ ቤት እንዲሁም ከጀርባ በኩል ገባ ብሎ ይታየናል ።

ሶስት ሴቶች ሰፌድ ይዘው ጸጉራቸውን ሳሳ ባለች ነጠላ ሽብ አድርገው አስረው የባህል ቀሚስ ለብሰው የባህል ቀሚሱን ወደ ታች አካባቢ እጃቸው ጫፍ አከባቢ እና እግራቸው ጫፉ አካባቢ አረንጓዴ ቀለም ያለው ሳር ላይ ቆመው የጭፈራ አይነት ስታይል እያሳዩ እናያቸዋለን ፤ ከእነርሱ ጀርባ ከብቶች ፥ ዛፎች ፥ እና ሜዳሳር አብሮ ማየት እንችላለን።

የአንድ እግር የሴት ነጭ ሂል ጫማ ጥቁር ሶል ያለው በምስሉ ላይ ይታያል ።እንዲሁም ጫማው የወጣበት የካርቶኑ ክዳን ላይ ጫማው ተቀምጦ እና ካርቶኑ ደግሞ ዋናው ከታች ተቀምጦ በምስሉ ላይ ማየት እንችላለን።

ዳውን ታውን ካፌ የሚል በአማርኛ እና በእንግሊዝ ተጽፎ እንድሁም የተለያዩ ወንበሮች እና ጠረጴዛዎች ተቀምጠው በምስሉ ላይ ይታያል። ከምስሉ ላይ አንድ ሸምገል ያለ ነጭ ጺም ያለው እና ጥምጣም ያደረገ ነጠላ ለብሶ ከዘራ የያዘ ሱፍ የለበሰ ሰውየ እና እንድሁም ጠጋ ብሎ ቢጫ ጃኬት እና ጅንስ ሱሪ ያደረገ ሰው በምስሉ ላይ ይታያል። እንድሁም እጽዋቶችና አበባዎችም በዛው አሉ።

አንድ ሱፍ ከነከረባቱ ያደረገ ማይክራፎን በእጁ የያዘ እና በጎን አሚኮ የሚል ማይክራፎን የተቀመጠለት ሰውዬ ምስሉ ላይ ይታያል ፤ ከሱ ጀርባ ባህርዳር ከተማ የብልግና ፓርቲ መደበኛ ጉባኤ ኮንፈረንስ የሚል ጽሑፍና ቀኑ መቼ እንደሆነ ተጽፎ እናገኛለን። ከዛ ወደታችም አበባ የሚመስሉ ነገሮችን ማየት ችለናል።

አንድ ሴት እና አንድ ወንድ ጋደም ብለው አልጋ ላይ እስዋ በስር እሱ ወደላይ በኩል ሁነው በምስሉ ላይ ማየት እንችላለን። እሱ ሸሚዝ እና ከረባት ያረገ ሲሆን ከረባቶቹ ሲታዩ አረንጓዴ፣ ቢጫ፣ ቀይ ከለር ያላቸው ከለር ነው። እሷ ደሞ ቀይ እና ጥቁር ቢጫ ያለው ጥበብ የባህል ልብስ አድርጋ እንመለከታታለን። ሁለታቸውም ቀለበት አስረዋል፤ ሰአትም እንዲሁም አላቸው

አንዲት ሴት ቁጥርጥር ተሰርታ በምስሉ ላይ እናያለን። የአሰራር እስታይሉ የአሰራር እስታይሉ የሆነች የፀጉሯን ክፍል ለብቻ ለይቶ በማውጣት ወደላይ በፀጉሯ ቁመት ልክ የሚሰራ ነው። እንዲሁ በዛ መልክ ሁሉም ቦታ ላይ እንደዛ አይነት ስሬት ይታያል።

በዛ ያሉ ወንበሮች በምስሉ ላይ ተመልክተዋል እንደሚታየው አንድ ትልቅ ሰውየ እና አንድ አነስ እሚል ልጅ ወንበር ሲሸከም ይታያል እንድሁም ከነሱ ጎን የሆነ ህጻን ቆሞ ከዚህ በኩል ያለው ደግሞ የኢትዮጵያ ማሊያ የለበሰ በቀይ ቁምጣ እና እንድሁም ሁለት ልጆች ተቀምጠው ሁለት ልጆች ቁመው እና ከነሱ ጀርባ ደግሞ ረዘም ረዘም ያሉ ሶስት ቤቶችና ደጃፎችና ሳሮች በምስሉ ላይ ተመልክተዋል።

ትንሽ ራቅ ራቅ ብለው የሚታዩ ትልልቅ ዛፎች ለጥ ያለ ሜዳ ሳር ያለበት እና እርሻ የሆነ አልፎ አልፎ ቤት የሚታይበት እና እንዲሁም ትንንሽ ክምሮች ያሉበት እንዲሁም የመብራት ፖል እንዲሁም ወደ ከሜዳው ባሻገር ትልልቅ የሆኑ ብዙ ተራራዎች በምስሉ ላይ አብሮ መታየት ችለዋል።

ሁለት ተመሳሳይ መቀሶች በምስሉ ላይ ይታያሉ። ይህ መቀስም አንደኛው የእጣት ማስገቢያ ሰፋ ያለ ሲሆን አንደኛው ጠበብ ያለ ነው። እጁ አካባቢ ሰማያዊ ቀለም ያለበት እና መቀሶቹ የተያያዙበት ቡለንም የሚታይ ሲሆን መቀሱ ላይም ማክስ ቲታኒየም የሚል ጽሁፍ ያታያል።

አንድ ህፃን ልጅ ጸጉርን ተላጭቶ ከፊቱ አካባቢ ትንሽ ፀጉር አስቀርቶ በምስሉ ላይ እንመለከታለን ፤ ወይም ቁንጮ የምንለውን ማለት ነው። ህፃኑ ውሃ ሰማያዊና ጥቁር ቲሸርት የለበሰ እና ሙሉ ሰማያዊ አረንጓዴ ኮሌታ ያለው ሸሚዝ ያደረገ ፥ ሸሚዙ ደግሞ የተለያየ ቁልፍ ያለበት ነው ከሱ ጀርባ ዛፎች እና ሳሮች ይታያሉ።

ሰመራ ዩኒቨርስቲ የሚል በአማርኛ እና በእንግሊዝኛ የተጻፈ ጽሑፍ አለ እንድሁም በአርማው ላይ ሁለት ጎራደዎች እና ጎራደዎቹ ተጠላልፈው ከሷ በላይ አንድት ኮከብ ያለች ሲሆን እንድሁም ሌላ ቦታዎች ላይ ሁለት ኮከቦች ይታያሉ። ደብተር ተገልጦ እና እሳት ሲበራ ከደብተሩ ጫፍ ላይ እንድሁም ይታያል። እናም ስንደ ተጠላልፎ በአርማው ላይ ይታየናል።

በጣም ድምቅ ያላለ የተለያየ ቀለም ያላቸው መብራቶች እንዲሁም የተለያዩ ብዙ መቀመጫዎች ወንበሮችና ጠረጴዛዎች በምስሉ ላይ ይታያሉ በተጨማሪም የተለያዩ ሰንደቅ አላማዎች ሁለት ቦታ ላይ በተለያየ መስመር ተቀምጠዋል ።

እግሩ የተሰበረ ሰዉ በባህላዊ ህክምና ሲጠገን ያሳየናን ምስሉ። እግሩ ላይ በመጀመሪያ በነጭ ጨርቅ ተጠቅልሎ ከዚያ በኋላ ደግሞ እንጨት መሳይ ነገሮች ተደርገዉ ከዛ በላይ በማሰሪያ ታስረዉ በምስሉ ያሳየናል።

አንድ ወንድ አንገቱ ላይ ሜትር አድርጎ ልብስ ሲያጥፍ እንመለከታለን። ከሱ ጀርባ የተለያዩ የሴቶች ቀሚስ ይታያሉ። እንዲሁም ከሱ ፊትለፊት ደብተር እና መቀስ እንዲሁም ሌላ ረዘም ያለ ጨርቅ እና የልብስ ማንጠልጠያዎች ይታያሉ። ከነሱም ጀርባ ሁለት መጋረጃዎች አሉ። እንዲሁም የልብሶቹ ማንጠልጠያ ብረት እና ግድግዳ በምስሉ ላይ ተመልክትዋል።

ጸጉሯን ወደ ግንባሯ አምጥታ ለየት ባለ ቅርጽ የሰራች እንድሁ ፈገግ ብላ ትንሽ ጥርሷ ዘርዘር ያለ ሴት ጆሮ ጌጥ አድርጋ በምስሉ ላይ እንመለከታለን። እንድሁም ከዛ በተጨማሪ ብርቱካናማ በጥቁር የሆነ ቢጃማና ሻርፕ አድርጋ በዉሃ ሰማያዊ በሚመስል ባክግራውንድ በምስሉ ላይ ማየት እንችላለን።

ጎልድ ስታር የሚል ጽሁፍ እና የተለያዩ ኮኮቦች በምስሉ ላይ ይታያሉ እንዲሁም ዲኮደር እናያለን ዲኮደሩ 6000 የሚል ጽሁፍ አለው። ጎልድ ስታር የሚልም አርማ ከዲኮደሩ ላይ ማየት እንችላለን። እንዲሁም ሪሞት አለ፤ ከነሱም ከሪሞቱ ከፍ ብሎ ፉል ኤች ዲ 1080 የሚልም ጽሁፍ አለ፤ ጂ ኤስ 8800 የሚልም ጽሁፍ እንዲሁም በምስሉ ላይ ተመልክቷል።

የላሞች ዝርያ ማሻሻያ የሚል ርዕስ ያለው ዜና ምስሉ ላይ ማየት እንችላለን። እሱን ቀጥታ የምናረጋቸው የሚናገሩ ሰዎች እንዳሉ እንድሁም ማየት እንችላለን። በዛ ያሉ ላሞች ሰዎች አብረው ባሉበት መየት እንችላለን ከላይ አድስ አበባ ይላል። ሰአቱ እዛው ዜናው የተላለፈበት አብሮ ተቀምጧል።